በጣም ብዙ የሱፐር ማርኬት ምርቶች እንመለከታለን። በፕላስቲክ የታሸጉ የተለያዩ የሱፐር ማርኬት ምርቶች በዚች ተደርድረው እንመለከታቸዋለን።

ይህ ምስል የሚያሳየው የሰዎችን ትብብር ሲሆን አንድ ላይ በደቡብ ወይም በምናቦ እንመለከታቸዋለን የተለመደ ነው አንድ ላይ መስራት አንድ ላይ ነው ምንመለከተው።

ሶስት ሰዎች በዚህ ላይ ተመልክተናል አንዱ ወንድ ነው ሱፍ ለብሷል ሴቶቹ ደግሞ ቀሚስና ነጠላ ለብሰው በግራ በኩል ያለችው በእጃ ቦርሳ ነገር አንጠልጥላ ቁመው እንመለከታቸዋለን።

ላይ የምናየው ምግብ ነው ምግብ እንግዲህ ሩዝ አድርገውበታል ሩዝ እንግዲህ ምግብ ላይም ስጋ ላይም ጣፋጭ እንዲሆን ያስገቡታል እና እዚህ ደግሞ የተሰራ ምግብ ቀርቧል እናያለን።

በምስሉ የምንመለከተ ቡና ቤት ሲሆን ቡና ጤና ይላል ቡና ቤት ነው ማለት ነው

በዚህ ምስል በትልቅ አዳራሽ ውስጥ የስልምና እምነት ተከታዮች ተሰብስበው እንመለከታለን። እና በርካታ የእስልምና እምነት ተከታዮች ተሰብስበው እናያለን።

በመጠኑም ትልቅ የሆነና መልካም ይታወቀው የመጓሻ አይነት በጣም በመጠኑም ትልቅ የሆነና ቦታ በባህል ላይ የተለያዩበት ነው

ይህ የምንመለከተው ጌጣጌጥ ሲሆንስቱ ብርሃን የተነጠቀበት ማስቀመጫ ያለውን ቀለበት እንመለከታለን ቀለበት እንግዲህ ወይም ደግሞ የሚገባበትና ቃሌ የሚያስርበት ቀለበትን እንመለከታለን

በምስሉ ላይ ማስታወቂያዎችን እንመለከታለን እነዚህ ታፔላችን እንግዲ በጣም ብዙ ማስታወቂያዎች አሉ መኪና መለዋወጫ ጃዶ የሚል እንመለከተ የመኪና እቃ መለዋወጫ የኢትዮጵያ መድን ድርጅትም እዚህ እንመለከተዋለን።

በዚህ ምስል ባህላዊ መጓጓዣ የሆነው የቤት እንስሳ አህያን እንመለከታለን ውሀ በጀሪካ በጎንና በጎን ሁለት አራት ጀሪካን ጭኖት ልዩነት እንመለከታለን።

ማስታወቂያ ሲሆን የሳምንቱ መኪና ገበያ ያገለገሉ መኪኖች ዋጋ የሚለው ጽሑፍ አለን በግራ በኩል ግራጫ ላይ ያላት ተሽከርካሪና በቀኝ በኩል ደግሞ ቀይ ቀለም ያላት ተሽከርካሪ ሰማያዊ ተቀምጠው እንመለከታለን።

ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የ ዓለም አከባበር ስነ ስርዓት ነው የምንመለከተ አልባሳት ለብሰው ታቦተ ጉ ዳይ ያከበሩ እየባረኩ እናያለን።

በምስል ላይ ከማህበረ የሚዲያዎች መካከል የሆነችውን ስናፕቻት እንመለከት አለን ስናፕቻት እንግዲህ ከዛም ባለፈ የተለያዩ ፎቶዎችን በተለያዩ ስታይሎችን ለማንሳት ታገለግላለች፡፡

በዚህ ላይ እንግዲህ ማሽን ነው ምንምመለከተው ይህ ማሽን ብረቶችን ለመበየድ ለማቅለጥ ለመቁረት የሚጠቅመን ሲሆን በኤሌክትሪክ ኃይል የሚሰራ ማሽን እናያለን ማለት ነው በዚህ ምስል ላይ።

በምስሉ ላይ አንድ ረዥም ህንፃ እና ከጉን ደግሞ ያለቀ ህንፃ እንመለከትለን። እና ታክሲዎች ሕንፃው ፊት ለፊት ታክሲዎች እና ሰዎችም እንደዚሁ ቁመው እንመለከታለን።

በምስዱ ላይ ከአልኮል መጠጦች መካከል የሚተከሰውን ጃምቦ ተቀዲቶ በጣም ብዙ ጃንቦ ብርጭቆ ተሙልቶ በጠረብ የዛ ላይ ወይም በቃላይ እንመለከታለን።

በዚህ ምስል የተመለከተው ካፌ ነው። ይህ ካፌ ዳውን ታውን ካፌ ይላል እና ከሥር አንዳባት እና አንድወጣት ተቀምጠው እንመለከታለን። ጣም ደስ የሚለይታ የሚስብ የወንበሮቹ አቀማመጥ የአበባዎቹ አቀማመጥ ድስ የሚለ ሬስቶራንት ነው።